በምስሉ ላይ የምንመለከታት የአዋሳ ዝርያ ስትሆን ከስር ያለው ይባላል እሱ ላይ ቁማለች ከፊትለፊቷ ጥቁር ናት ከጀርባዋና ጭንቅላቱ ጠይቅ ያላት ዝርያ ወፍ ሰሟ ምን ይባላል

በምስሉ ላይ የምንመለከተው አንድ ህፃን ልጅ የበግ ጨቅላ ታቀፎ ወደፊት እየተመለከተ እናየዋለን እረኛ ይመስላል ይህ እረኛ ምን አይነት ቀለም ያላት ጨቅላ ታቅፎ ትመለከታላችሁ?

በምስሉ ላይ የምንመለከተው ከግራ በኩል በኩል እንመለከታለን አልጫ እናመለከታለን የተለያዩ ነገሮች ተጨምሮ እና እንዴት ሊዘጋጅ ይችላል?

በዚህ ምስል ላይ በዋናነት ሶስት ነገሮችን እንመለከታለን ከብረት ምጣድ ቡናን ለመቁላት የተዘጋጀ ህጻን እና ደግሞ ጀበና የሚጠቁም የእጅ ጣት እንመለከታለን እና ደግሞ ቡናውን ለማሳየት በማመልከት ላይ ይገኛል ጣቱ እነዚህ እጅ ማመልከቱ ምንን የሚገልጽ ይመስላቸዋል?

በምስሉ ላይ የምንመለከተው እንግዲህ በእጅዋ አኩሪ አርባ ሽንኩርት የተሰራ ዘይት ነው የምንመለከተው ጋርቢክ ኦይል ይላል እቃው ላይ እና ማስታወቂያ ይመስላል ይህ ማስተዋወቂያ ምን ይመስላችኋል?

በምስሉ ላይ የምንመለከተው በጣም አረንጓዴ እጽዋት በጣም ደስ የሚል ቦታ ነው ከፊት ለፊት ደግሞ በጣም ቀያይ የቀላ ፍሬ እንመለከታለን የዚህ ፍሬ ስም ምን ይባላል?

በዚህ ምስል ላይ የምንመለከተው አኩሪ ሀርባል የሚል ፅሁፍ ያለበት እና የነጭ ሽንኩርት ሻምፖ አረንጓዴ ባክ ግራውንድ ያለው ምስል ነው። ሰትዮዋ እቃውን ከፍታ እየተመለከተችው ይመስላል ሻምፖውን ማለት ነው። ይህ ሻምፖ እንዴት እና በምን መንገድ የሚዘጋጅ ይመስላችኋል?

ይህ እንግዲህ በቲማቲም ማስቀመጫ ላይ እየተቀመጠ ፍሬ ነው የቲማቲም ፍሬ ነው ይህ ቲማቲም በተለይ ለምግብነት የሚጠቅም የአትክልት አይነት ሲሆን በብዙ ቦታ እናገኘዋለን ከዚህ ደግሞ አንዱን ቲማቲም ይዞ እያፈረጠ እያሳየ ይመስላል የሰው እጅ ነው የምንመለከተው ከታች ደግሞ እግር ይታየናል ቲማቲም በየትኛው አካባቢ ይበቅላል?

በዚህ ላይ እንደምንመለከተው ከርቀት የሆነ የአህያ ሆድ የመሰለ የምሽት ጊዜያት የመሰለ ከለር ይታይናል ማለት ነው ቦታው ከፍት ለፊት ደግሞ አረንጓዴ የሆነ በጣም አረንጓዴ የሆነ ልጅ እግር ወይም ደግሞ በቡቃያነቱ የተነሳ የሰብል አይነት ይታየናል ማለት ነው። ለመሆኑ የዚህ ምስል ስም ምን ይባላል?

በዚህ ምስል ምንመለከተው በደሌ ስፔሻል ቢራ የሚል ቢራ ሲሆን እንግዲህ የአልኮል መጠጥ ነው ከአልኮል መጠጦች ውስጥ አንዱ ነው ማለት ነው ድረስ የተቀዳ ብርጭቆ እንመለከታለን የአልኮል ቢራ መጠኑ ስንት ነው?

በምስሉላይ የምንመለከተው የሲቢኢ ብር የሚሰታቸውን አገልግሎቶች ነው ገንዘብ መላአክ ገንዘብ ማውጣዕት የስልካየር ጊዜ መሙላት እቃም እግዚያት ክፍ የአገልግሎት ቀርሂሳብ እና ይህን አገልግሎት ለማገኘት ወደ ኮከብ ስምንት 4ርባ ሰባት ደውለንእና ገኛለን ማለት ነው ሁለቱ ሴቶች የምናያቸው አንዷ ባለሶ ቅሻጭናት አንዷ ደግሞ ገዥናት እና ይህን ተጠቅማ ብርየላ ከችላት ንመለከታለን እና cቢኢ ብር ለምኒ ጠቅመናል ከዚህ በተረፈን?

በምስሉ ላይ የምን መለከታቸው እንግዲህ የተለያዩ የካሜራ ድሮኖች ናቸው። በዚህም እንግዲህ በእጅ ላይ ባለ መሣሪያ በመቆጣጠር የተለያዩ ቦታዎችን በሰማይ ላይ እየበረሩ ካሜራ እንዲያነሱልን ምናድርግባቸው መሳሪያዎች ናቸው ማለት ነው። እነዚህ የሚዘጋጁት ወይንም ደግሞ የሚሰሩት እንዴት ነው?

በምስሉ ላይ ሰው ወሶስት ደንኪራ የሚልፅቡፍ ያለባቸውን ጠርሙሶች የተከድኑ ጠርሙሶች በቃአድርጎ እየወሰዴ እንመለከታለን እነዚህ እንግሊስ ሶስቱ ጠርሙሶች ሁለቱ መካከል ካለው ጋር የተለየ ቃለም አላቸው ለምን ይመስላቸው አልቃለሙ የተለያዩ

በምስሎ የምንም መለከተው ፌዴራል ነዑሕጋይ አስከባሪ አካላት ናቸው እና እያስነሱ ይገኛሉ ዜ የተዘረገፉ ቃዎችን የፈተሹ ይገኛሉ እና የሚፈተሹት ለምን ይመስላቸዋል

በምስሉ ላይ የምንመለከተው ሰውየ ከታች ቀይና አረንጓዴ ያለሁ ፎጣ ከላይ ደግሞ፤ ነጣ ያለ ከለርና እና ሙሉ አረንጓዴ ፎጣ ራሱ ላይ ጠምጥሞ ፊትለፊት እያየ እየዘፈን የመስላል። እንመለከተዋልን ይህ ሰውየ ስሙ ማን ይባላል?

ይህ በምሱሉ ላይ የምንመለከተው እንግዲህ ከታላላቅ ታሪካዊ ቦታዎች እና ሕንፃዎች መካከል አንዱ የሆነው በጐንደር የሚገኘው ታሪካዊ ሕንፃ ሲሆን ይህ ሕንፃ የአሳነፀው ንጉስ ማን ይባላል?

በዚህም ስል እንደምን መለከተው የካቴት አሥራ ሁለት ሆስፒታል ሜዲካል ኮሌጅ የሚል በሰማያዊ ጽሑብ ያለው ታፔልላ እና በእንግሊዘኛ ደግሞ የካቴት ቲዌል በሆስፒታል ሜዲካል ኮሌጅ የሚል በቀየተጻፈ ታፔላንመለከት ለን እና ከውስጥ መኪናዎች ቁመዋል ከዳር ጥበቃዎች አሉ የሚገቡ ሰዎችን ንመለከታለን ይህ ሆስፒታል ወን ሜዲካል ኮሌጅ ዜት ይገኛን

ይህ የምንመለከተው የአልባሳት ዓይነት ሲሆን ኮፍያ ወይንም ደግሞ ኬፕ በመባል ይታወቃል። ከለሩ ጥቁር ነው እና ይህ ከፀሐይ እንደውም ከተለያዩ ነገሮች ፊታችንን ጭንግላታችን ለመሸፈን ይጠቅመናል ማለት ነው። ይህ ጥቁር ኬፕ በምን በምን ጊዜ ልንለብሰው ወይም ልንዴፋውን እንችላለን?

በምስሉ ውህምንም መለከተው ተፈጥሮዊ ቦታን ሲሆን እንግዲህ ወንዝ ነው ይህ ትልቅ ወንዝ የደፈረሰው ውሃየወረዴበትንም መለከታ ለን ማዱ እና ማዱ ላይ የዛፎች አሉ በጣም ዴስት የሚል መልካ ምድር ነው ይህ እንግዲህ ለጉዞ እና ለቱሪዝን ለጉብኝዝ ለቱሪስት መስህብነት የሚውል ቦታ ነው፡፡ ይህ ቦታ ማን ይባላለ?

በምስሉ ላይ የምንመለከተው የእንጨት ፋብሪካዊ መስሉ ያል እንጨቶች ተቋራርተው ተካምተው እና ያለም ሰዎች ምንመለከታለኝ ሰራተኞች ማለት ነው። እንጨቱ ከላይ የተቋረጠ የገባ እንመለከታለን እና ይህ ፋብሪካ አየት አካባቢ የሚገኝ ይመስላቸዋል?